የጤፍ ንግድ ምርት እንግዲህ ይህ ምርት የተለያዩ ቦታዎች አትራፊ የሆነና ምናልባትም ከአመት በላይ ሊቀመጥ የሚችል ምንም ነገር ሳይለወጥ ሊቀመጥ የሚችል ለምግብ ተመራጭ የሆነ የንግድ አይነት ነው። የንግድ ምርት ነው ።

ኦሮማይ ይህ መፅሐፍ እንግዲህ በበዓሉ ግርማ የተደረሰ መፅሐፍ ሲሆን ይህ መፅሐፍ ተወዳጅነትን ያገኘ እና መቼቱም በኢትዮ ኤርትራ ጦርነት መካከል ያደረገ መፅሐፍ ነው::

የቀለበት ወይም የፕሮሚስ ቀለበቶች እነዚህ አንዳንድ ጊዜ ለጌጣጌጥነት የሚውሉ አግብቻለሁ የሚለውን የሚያመለክቱ ሲሆን ለጌጣጌጥነት የምንጠቀማቸው ብዙ ጊዜ ብረታ ብረት ምርቶች ናቸው።

ስቶቭ ከኤሌክትሮኒክስ ምርቶች አንዱ ሲሆን ይህ ስቶቭ ሙቀት ሊፈጥር የሚችልና ለተለያዩ መጥበሻነትና ማብሰያነት የሚውል የኤሌክትሮኒክስ እቃ ነው።

የትግራይ ማህበረሰብ የትግራይ ማህበረሰብ በኢትዮጵያ ቀደምት ከሚባሉ ማህበረሰቦች የሚጠቀስ ሲሆን ይህ ማህበረሰብ በሀገሪቱ ሰሜናዊ ክፍል ይገኛል። ይህ ማህበረሰብ ከኢትዮጵያ ታሪክ እጅግ ትልቅ ድርሻ እንዳለው የሚነገርለት ሲሆን ደሀገሪቱ እጅግ ተስፋፍቶ የሚገኝ ማህበረሰብ ነው።

ማንጎ መናፈሻ ማንጎ መዝናኛና መናፈሻ ከባህር ዳር ከተማ በ 2 ኪሎ ሜትር ላይ የሚገኝ ፈጣን ገራሚ መናፈሻ ነው። እርስዎ የተለያዩ ስዕላ ሰዕሎች የተለያዩ በእፅዋት የተከበቡ ተክሎችና ሌሎችም አሉበት ።

ሎሚ:- ሎሚ እጅግ ታዋቂ የሆነ አትክልት እና ፍራፍሬ ሲሆን ሆምጣጥ ያለዉ ይህ ሎሚ በአገራችን በተለያዩ ቦታዎችም ይበቅላል። ሎሚ ከአትክልትና ፍራፍሬ ባለፈ ለተለያዩ ነፍሳት ማጥፊያ እና ነገሮችን ለማፅጃነት እንጠቀምበታለን።

የቧንቧ መሰረተ ልማት አገልግሎት የመሰረተ ልማት አገል ግሎት ይህ የመሰረተ ልማት አገልግሎት በጣም ብዙዎች የሚጠይቅ እና ለእንድ ማህበረሰብ መጠጥ ውሃ አገልግሎትን መፍታት የሚውል የመሰረተ ልማት አገልግሎት ነው።

ጋምቢ የጥርስ ህክምና አጠቃላይ የቀዶ ሆስፒታል ህክምና ክሊኒክ ይህ ህክምና ክሊኒክ ከሚሰጣቸው መካከል የካንሰር ህክምና ህክምና የጡት ካንሰር ህክምና የተለያዩ ሰርጀሪ ለሚያስፈልጋቸው እና ለነፍሰጡር እናቶች ተመራጭ የሆነ ሆስፒታል ነው።

የጫማ ግብይት እንግዲህ የጫማ ግብይት የተለያዩ ጫማ አይነቶችን የምንሸጥበት እና የምንገዛበት የጫማ ግብይት ነው። በፋብሪካ ከተመረቱ በኋላ በነጋዴ አማካኝነት ለህበረሰብ ይሸጣሉ።

ናይል መናፈሻ ናይል መናፈሻ ከአዲስ አበባ ከአንድ መቶ 122 ኪሎሜትር ወይም ደግሞ ከባህርዳር በአምስት መቶ ሜትር ላይ የሚገኙ መናፈሻ ነው። ናይል መናፈሻ ከውስጥ የተለያዩ ከዉጪ እና ከሀገር ውስጥ ሰዎች መጥተው ተዝናንተው ይሄዳሉ።

ማንጎ መናፈሻ። ማንጎ መናፈሻ በባህር ዳር ከሚገኙ የመዝናኛ ቦታዎች መካከል አንዱ ሲሆን ይህ የመዝናኛ ቦታ ልዩ ውብ የሆነ በአማራ ክልል ብሎም የሚገኝ በባህር ዳር ከተማ የሚገኝ የመዝናኛ ቦታ ነው።

ይህ ቦታ በዚህ ቦታ ማለፍ አይቻልም የሚል የተለጠፈ የሚያስጠነቅቅ ችግር እንደሚደርስባቸው የሚናገር ማስታወቂያ ነው።

የባህል ምግብ ቤት : የኢትዮጵያን ብሔራዊ ምግቦች፣ በተለይም እንጀራና የተለያዩ ዓይነት ወጦችን፣ ጥብሶችን፣ እና ሌሎች ባህላዊ ምግቦችን በዋናነት የሚያቀርብ ቦታ ነው። አብዛኛውን ጊዜ የኢትዮጵያን ባሕል የሚያንጸባርቅ የቤት ዕቃና ጌጣጌጥ ሊኖረው ይችላል

የጣውላ መፈቅፈቂያ ማሽኖች እነዚህ ማሽኖች የሚሰሩት ከዲናሞ ሲሆን እነዚህ ማሽኖች የተለያዩ ጣውላዎችን ለማምረት የሚውሉ የማሽን አይነቶች ናቸው። ምናልባትም እነዚህ ማሽኖች የጋራጅ ባለሙያዎች ብቻ የሚጠቀሟቸው ሊሆኑ ይችላሉ።

ረጃጅም ጉርዶች ። ረጃጅም ጉርዶች እንደ ፋሽን የሚታዩ የፋሽን አይነቶች ሲሆኑ እኒህም በኢትዮጵያ ባህል ዘንድ ተወዳጅ ከሚባሉ የፋሽን አይነቶች መካከል ቅድሚያ ስፍራ የሚሰጣቸው ናቸው ።

የኮሊደር ልማት በኢትዮጵያ ከሚታወቀው የመሠረተ ልማት አይነቶች መካከል አንዱ ሲሆን፤ ይህም የመሠረተ ልማት ዓይነት ከተሞችን እንዲሁም ደግሞ አንዳንድ የኢትዮጵያ ርዕሰ መስተዳደር የሆኑት አይነት ከተሞችን የሚያለማ የልማት አይነት ነው።

ማቆም ክልክል ነው ። ይህ እንግዲህ ለመኪና ፖርኪንግ ቦታዎች ላይ የሚለጠፍ ሲሆን እና በአብዛኛው ጊዜ እዛ ቦታ ማቆም እንደማይቻል እና ለእግረኛ ብቻ የተፈቀደ ወይም ደግሞ ለሌላ አገልግሎት የሚውል ቦታ መሆኑን ለማሳየት ይጠቀሙበታል ።

መናፈሻ ማለት በአብዛኛው ዛፎችና ሳሮች ያሉበት፣ ሰዎች ለመዝናናትና ንጹህ አየር ለመተንፈስ የሚሄዱበት የሕዝብ ቦታ (ፓርክ) ማለት ነው።

በስፖርት ውስጥ መሳተፍ የቡድን ስራን፣ ተግሣጽን፣ ጽናትንና ስትራቴጂካዊ አስተሳሰብን የመሳሰሉ ጠቃሚ ክህሎቶችን ያዳብራል

የቀንድ ከብት፦ እንግድህ የቀንድ ከብት ግብይት እንደሚታወቀው በተለያዩ የቁምና የቀንድ ከንቶችን በሬወችና ከብቶች የሚሸጡበት የከብት ገበያ ሲሆን ከዚህም ኢትዮጵያ ብዙ የቀረጥ ገቢ እንደምታገኝ ይታመናል።

የፀጉር መነቃቀል ለወንዶችም ለሴቶችም የተለመደ ችግር ሲሆን በውርስ፣ በሆርሞን ለውጥ ወይም በጭንቀት ሊከሰት ይችላል

የባቡር ተሽከርካሪ እንግዲህ የባቡር ተሽከርካሪ እንደሚታወቀው በሐድድ ላይ የሚሽከረከር እና ቀልጣፋ የሆነ የመሽከርከሪያ ተሽከርካሪ ነው። ይህ ተሽከርካሪ እንደሚታወቀው በጣም ብዙ ሰዎችን የሚይዝ የሆነ በፊትም በኋላም ሹፌር ያለው ነው።

ቴሌቪዥን ከቤት እቃዎቹ ውስጥ አንደኛው ሲሆን ይህ ቴሌቪዥን የተለያዩ ሲግናሎችን ከሳተላይት በማቅረብ ጥርት ያሉ ምስሎችን የምናይበት የቤት ዕቃ ነው ።ይህ የቤት ዕቃ በተለያዩ የቴሌቭዥን አምራች ድርጅቶች ሊመረጥ ይችላል ከእነርሱ መካከል ሳምሰንግ ተጠቃሽ ነው።

የምግብ ማስታወቂያ የምግብ ማስታወቂያ የተለያዩ ምግቦች በሚወጡበት ጊዜ ለማህበረሰቡ የሚያስታወቂያ አይነት ነው። ይህ የማስታወቂያ ዓይነት ዘንድ ተወዳጅ ከሚባሉ የማስታወቂያ ዓይነቶች መካከል አንዱ ነው ።

ጤና አዳም፤ ጤና አዳም በኢትዮጵያ ዋናነት የሚበቅል ለመዳኒትንት የሚያገለግል እጽዋት ነው፡፡ ጤና አዳም አጭር ቁመት እና ሰፋ ያለ ቅጠል ሲኖረው ለተለያዩ ለጉንፋንና የተለያዩ በሽታዎች ፍቱን መዳኒት ነው፡፡

ዶሮ ከቤት እንስሳ ውስጥ አንዷ ስትሆን ይህ ከወፍ ዘሮች የምትመደባት የቤት እንስሳ እንቁላል በመጣል እና በመታቀፍ ልጆቿን ትፈለፍላለች። ስጋዋም በጣም ጠፋጭ ነው።

ብራና ከጽህፈት መሳሪያዎች ውስጥ አንዱ ሲሆን ብራና ከቆዳና ሌጦ የሚዘጋጅና ለጽህፈት አገልግሎት የሚውል ፤ ቀደምት ኢትዮጵያውያን የሚጠቀሙበት የነበረ የጽህፈት መሳሪያ ነው። ይህም የጽህፈት መሳሪያ ምናልባትም በስርአት ከተጠበቀ ለሺህ ዓመታት ሊቆይ የሚችል የጽህፈት መሳሪያ ነው።

የፓስታ ምግብ የፓስታ ምግብ እንግዲህ እንደሚታወቀው የስንዴ ምርጥ ሲሆን ይህ የስንዴ ምርት በፋብሪካ ከተቀነባበረ በኋላ በ ሱፐርማርኬት አማካይነት ለህብረተሰቡ የሚቀርብ የምግብ ዓይነት ነው። እና ወዲያው የሚበስል እና ተመራጭ የሆነ ቀልጣፋ የምግብ ዓይነት ነው።

የበቆሎ ንግድ ምርት፦ የበቆሎ ንግድ ምርት እንደሚታወቀው ይህ በቆሎ የሆነው በኢትዮጵያ በግብርና የሚመረትና፥ በነጋዴዎች አማካኝነት ለገበያ የሚቀርብ የምርት አይነት ሲሆን ይህ ምርት በአብዘሃኛው በከተሞችና በወረዳ ከተሞች በአብዛኛው ይሠራል ፤ ለእንጀራነት ይውላል ይህ ምርትም።

የመረጃ ቴክኖሎጂ የመረጃ ቴክኖሎጂ ማለት ኮምፒውተርን ተጠቅመን መረጃዎችን እንዴት መሰብሰብና መረጃዎችን እንዴት መጠቀም እንዳለብን የሚያሳየን ታላቅ የትምህርት ዘርፍ ነው። ሰው የተለያዩ ኮምፒውተሮችንና ፕሮግራሞችን እንዴት መጠቀም እንደሚችል ያሳያል።

ፌር:- ፌር የዉበት መጠበቂያ ከሆኑ መዋቢያ አይነቶች መካከል አንዱ ሲሆን ይህም በኢትዮጵያ የሚገኙ ሴቶች ወይም ልጃገረዶች ዉብ ሆኖ ለመታየት ሲሉ ፊታቸዉን የሚቀቡት የመዋቢያ አይነት ነዉ። ይሄም ቀላ እና ለስላሳ እንዳሆን ያደርግላቸዋል።

ዘንባባ ይህ ዘንባባ እፅዋት የሚበቅለው የተለያዩ ቦታዎች ሊበቅ ይችላል ።እና እንግዲህ ለባህር ዳር ልዩ ውበት ከሰጣት እፅዋቶች መካከል አንዱ ተጠቃሽ ነው። የእጽዋት ለባህር ዳር የመጣው ከሰመራ ነው ተብሎ ይታሰባል።

ዋሊያ ይህ በኢትዮጵያ ብቸኛ የሆነው የዱር እንስሳ በሰሜን ተራሮች ብሔራዊ ፓርክ ውስጥ ይገኛል። በአሁኑ ሰአት በጣም የመጥፋት አደጋ የተጋረጠበት የዱር እንስሳ ነው።

አይጥ፦ አይጥ ከዱር እንስሳት የምትመደብ ስትሆን ይህች የዱር እንስሳት በጣም ትንሽ የሆነች እንዲሁም በሩጫ በጣም ፈጣን የሆነች የዱር እንስሳት አይነት ናት። ይህች የዱር እንስሳ በቤት ውስጥም እየመጣች ምግብ የምትበላ የእንስሳ አይነት ናት።

የቁራን ትምህርት የቁራን ትምህርት እንግዲህ በሙስሊሞች የሚማሩት ሲሆን ይህ የቁራን ትምህርት የራሳቸውን የሚማሩበትና መስጊድን የሚያስገለግሉበት የትምህርት መስኮት ነው።

የኢትዮጵያ የህዝብ ምክር ቤት ተወካዮች እንደሚታወቀው ከመቶ በላይ መቀመጫ ያለው እና የጠቅላይ ሚኒስትሩ ስራ በቅርበት የሚገመግሙ እና ውሳኔዎችን በአንድ ላይ የሚያጸድቁ የኢትዮጵያ ፖለቲከኞች ናቸው።

የሽመና ስራ የሽመና ስራ እንግዲ ከሽመና ስራዎች መካከል አንደኛው የጥልፍ ስራ ተጠቃሽ ነው። ይህ የጥልፍ ስራ የተለያዩ ጋቢዎችና ነጠላዎች የሚመረቱበት የስራ መስክ ሲሆን እነዚህ ባለሙያዎች ሸማኔ ተብለው ይጠራሉ። ወይም የሸማ ባለሙያ ተብለው ይጠራሉ።

ጠጅ ጠጅ ከኢትዮጵያ ባህላዊ መጠጦች መካከል አንዱ ነው ጠጅ በተለያዩ ከተለያዩ ነገሮች ይሰራል። ለምሳሌ ከማር ከገብስ ከስንዴ እና ከተለያዩ ነገሮች ይሰራል።

ቆዳ ጫማቆዳ ጫማ ከፋሽን ዐይነቶች መካከል አንዱ ሲሆን ይህ ፋሽን አይነትን ጫማ ዎች በቆዳ ተሠርተው ልዩ በሆነ መንገድበሆነ መንገድ አምረው እንዲታየው የሚያደርግ የፋሽን አይነት ነው ይህን በወጣቱ ተወዳጅ እንዲሆን አድርጎታል

ስቅለት፤ ስቅለት እንግዲህ ከፋሲካ ቀደም ብሎ አርብ ለት የሚከበር የጌታችን የመድሃኒታችን የኢየሱስ ክርስቶስ መሰቀልን አስመልክቶ የተለያዩ ክብረ በአላት ይካሄዳሉ፤ በዛ ላይ ይህም የኦርቶዶክስ ቤተክርስቲያን እምነት ተከታዮች ብቻ ናቸው የሚያከብሩት።

የሰሜን ተራሮች ብሔራዊ ባርክ ወጣ ገባ ያለ የምድር አቀማመጥ ሲኖረዉ ይህም ለዋልያዎች እና ለተለያዩ የጨላዳ ዝንጀሮዎች ለመኖሪያነት አመች እንዲሆን አድርጎታል።

በኮሮና ምክንያት አብዛኛው ሰዎች በቤታቸው መቀመጣቸውን አስከትለው የቤት ኪራይ እጥረት እንዳጋጠማቸው ይህንንም መክፈል እንደተቸገሩ አአሚኮ ዘግቧል።

ከብት እርባታ፥ ከብት እርባታ ከግብርና ስራዎች መካከል አንዱ ሲሆን ይኽ የግብርና ስራ አብዛኛው የገጠራማ ማህበረሰብ የሚሰራው የስራ አይነት ነው። ይህ የስራ አይነት ከብቶች በማሳደግ እና በማርባት ወይም ደግሞ በመሸጥ የሚሰራ የስራ አይነት ሊሆን ይችላል።

የመንገድ ዝርጋታ መሠረተ ልማት በመንግሥት ሊደረጉ ከሚገባቸው መሠረተ ልማትና አንድ ማህበረሰብ ከሌላው ማህበረሰብ ጋር የማገናኘት አላማ ያላቸው ትልቅ የመሠረተ ልማት አገልግሎት ናቸዉ ብዙ ጥረትን ይጠይቃሉ።

በተለያዩ የአማራ ክልሎች በተነሱ ጦርነቶች ምክንያት ሰዎች ልጃቸውን ወደ ትምህርት ቤት መላክ እንዳልቻሉ ለአሚኮ ቅሬታቸውን ዘግበዋል።

የመስኖ ግብርና የመስኖ ግብርና የምንለው አብዛኛውን ጊዜ በበጋ ወቅትና ውሀ ብዙ በለለበት ወቅት የምንጠቀመው የግብርና ስልት ነው። በዚህም ሰአት አርሷደሮቹ ውሀ በማቆርና በማጠራቀም ግብርና ምርታቸውን ሰብላቸውን ያመርታሉ።

የአራራይ ዜማ ይህ የአራራይ ዜማ ልብ የሚነካ የሙዚቃ ስልት ሲሆን ይህ የሙዚቃ ስልት አብዛኛውን ጊዜ ለፉከራ ቀረሮቶዎች የሚደረግ ሙዚቃ ነው።

ቤታችን ከምናስጐጥበት መካከል አንደኛ ልጃገረዶች የሚሰሩት የቁናና የሰፌድ ምርቶች ተርቃሽ ናቸው። እነዚህ በተለያዩ ነገሮች ሊሰሩ ይችላሉ ከነዛ መካከል አንደኛው ቄጤማ ነው የነዚህን መስራት የሚያገለግለው።

የትወና ጥበብ እንግዲህ አንድ ሰው ድርጊቶችን ሙሉ በሙሉ እንደሆኑና እንደተፈጠሩ አድርጎ ፊትን በማስነሳል ጥበብን ይህ ጥበብ አንድ ሰው በተፈጥሮ በመለማመድ ሊያገኘው ይችላል።

የጎጃም የእስክስታ ባህል ተጠቃሽ ነው ይህ ባህል እንግዲህ እስክታ ከአንገት በላይ የደረታቸውን ክፍል በማንቀሳቀስ የሚያደርጉት የእስክታ ባህል ወይም ጥበብ ነው።

የአዊ ማህበረሰብ:- የአዊ ማህበረሰብ መቀመጫዉ በአማራ ክልል ብሔራዊ መንግስታዊ ክልል ዉስጥ በአዊ ዞን በስተ ምስራቅ በምዕራብ ያደረገ ማህበረሰብ ሲሆን የራሱ የሆነ የዳንስ እና ክብረ በዓላት አሉት።

አንበሳ አንበሳ እጅግ ታዋቂ ከሆኑ የዱር እንሳቶች የሚጠቀስ ሲሆን ይህም በትልቅ ጉልበቱ እና በደፉርነቱ የሚነሳው እንስሳ ይህም የጫካው ንጉስ የሚባል ስም እንዲሰጠው አድርጎታል። የህም አሁን ላይ ተወዳጅ እንስሳ እንደሆነ ይታወቃል።

መርቴሌ ሙሉ በሙሉ ከብረት የተሰራ መሣሪያ ሲሆን ይህ መሳሪያ እንደሚታወቀው ሚስማርን ለመቻነትና ሙሉ ከሙሉ ከብረት የተሰራ ሲሆን ሚስማርን ለመቻነት ያገለግላል።